ኢሙ ከሰጎን ጋር ሲሆን ተዛማጅ ሲሆን በተለይ በደቡብ ምስራቅ ኢትዮጵያ የሚገኝ ልዩ የሰጎን ዝርያ ነው በልዩ መለያ ምልክት የሚታይ ሲሆን ከአካባቢ መዝናኛ እንስሳት ውስጥ የሚካተት የዱር እንስሳት ነው።

ባዮ ፒሲ ከተፈጥሮ ነገሮች ለምሳሌ ወይም ባክቴሪያ የሚዘጋጁ ገዳሞች ለአካባቢ ተስማሚ በመሆናቸው ዘርፍ እየታወቁ መጥተዋል

የትንባሆ እርሻ ጋራ ፋብሪካዎች ጥሪ እቃ የሚቀርብ ሲሆን በኢትዮጵያ ውስጥ በወሰን እና በተፈቀደላቸው ቦታዎች የሚመረት የኢንዱስትሪ እርሻ ውስጥ አንዱ ነው

እንሰት ወይም ሙሾ በተለይ በደቡብ ኢትዮጵያ ዋና የምግብ ምጭ የሆነ የ ስር ሰብለ ነው የሙሺ ክፍል ለገንፎ እና ለቂጣ መስሪያነት ያገለግላል dirkin የ መቁአቁአም አቅሙ ከፍተኛ በመሆኑ yemigh ዋስትናን ለማረጋገጥ ወሳኝ የሰብል አይነት ነው ።

የአበባና ሆሊካልቸር ገበያ ወደ ውጭ የሚላኩ አበቦችን በዘመናዊ ግሪን ሀውንስ ቴክኖሎጂ የሚያመጡ ባለሀብቶችን ይወክላል ከፍተኛ የውጭ ምንዛሪ ገቢያቸው እና በዘመናዊ ታዋቂ ናቸው

የግብርና ምርምር ማዕከል በግብርና ምርምር ተቋም ሲሆን የኢንዱስትሪዎችን እንደ ፍራፍሬ ምርምርና የዘር ልማት ላይ ትኩረት ያደርጋል የዘርፉን እድገት የሚከፉት ቴክኖሎጂዎችን ዘሮችንም የሚያቀርዱ

የእንስሳት ወረርሽኝ መከላከያ ማዕከል በተለይ ከባድ ጉዳት ሊያደርሱ የሚችሉ የእንስሳት ወረርሽኝ በድንገት ቢከሰቱ ፈጣን ምላሽ የሚሰጥ ተቋም ነው ወራሽ ምን የመቆጣጠር የመመርመርና የማስቆም ስራን ይመራል የአካባቢው ጤና ባለሙያ የማህበረሰቡን ጤና በማስቀደም ተቀዳሚ ስራው ነው።

ትራይፓንሶፕሊስ የቁጥጥር ፕሮግራም ትራይፓንሶፕሊስስ ወይም በጽብዓት ዝንብ የሚተላለፍ በሽታ በኢትዮጵያ ውስጥ ትልቅ ችግር ነው። ይህ ፕሮግራም በሽታውን በኬሚካል እና በባዮጂካል ዘዴዎች ለመቆታጠር የእንስሳ ትምህርታማናት ለመጠበቅ ያለመ ነው።

የደረቁና የደረሱ ሰብሮችን ከተሰበሰቡ በኋላ ገለባውን ከእህሉ ለመለየት የሚያገለግል ማሽን ነው። እህሉን ካለምንም ብክነትና ጉዳት እህሎችን የሚሰበስብ የእርሻ ማሽን ነው።

ቡና ኢትዮጵያ የቡና መገኛ ሀገር በመሆኗ ትልቅ ታሪካዊና ኢኮኖሚያዊ ቦታ አለው። ዋነኛው ሲሆን ለውጭ ምንዛሪ መገኘት ከፍተኛ አስተዋጽኦ የሚያበረከት የጥርስ ሰብሎች ውስጥ አንዱ ነው

የኦሮሚያ ክልል እርሻ ፕሮጀክት በክልሉ ሰፊ መሬት በመኖሩ በእርቃት የቡና የቅባሎች እና የጥናት ልማት ኢንዱስትሪ ደረጀ አካሄዳል። ለሀገሪቱ ግብርና ትልቁን ድርሻ የሚይዝ ነው።

አቦሸማኔ በኢትዮጵያ ሜዳ ማን ሰፊ ሳር ምድር አካባቢዎች የሚገኝ እጅግ ፈጣን አዳኝ እንስሳ ነው ካለማችን ፈጣን ሲሆን ከሌሎች ድመቶች የሚለየው ቀጠን ሰውነቱ እና ፊቱ ላይ ካይኑ ስር ወደ ታች በተዘረጉ ጥቁር መስመሮች ነው

ወይዘሮ አስካለ ደምሴ የምርታማነት አሪያ ሴት ስትሆን በኢትዮጵያ ሚዲያ በተደጋጋሚ የተጠቀሱትን እና የላቀ ምርታማነት ያመጡ ሴት ገበሬዎችን ይወክላል። በትጋት እና በትምህርታዊ አሠራር ምርጥ ውጤት በማስመዝገብ የምትታወቅ ናት።

የኦሞ እና ማቆ ሸለቆ የእርሻ ልማት የኢትዮጵያ ቆላ ማዕከልዎችን የሚወክል ሲሆን፤ ለተላልቅ ጥጥ እና የስኳር ልማት ፕሮጀክቶች የተከፈተ ስፍራ ነው። በሰፊ መሬትና በመስኖ እድሎች የተነሳ የኢንዱስትሪ እርሻ ማዕከልም ውስጥ አንዱ ነው

ይህ ማንጋቤል ደን በደቡብ ክልል የሚገኝ ትላልቅ እና ቀሪ ደኖች አንዱ ሲሆን ለብዛ ሕይወት ጥበቃ ትልቅ ቦታ አለው። በሕገ ወጥ ደን ጭፍጨፋ ስጋት ላይ በመሆኑ የህብረት ተኮር የጥበቃ ሥራዎች የሚካሄዱበት የዱር ደን ልማት ነው።

የድሬዳዋ የደን ልማት ማዕከል በተለይ በድረቃማ እና ከፊል ድረቃማ የሀገሪቱ ክፍሎች ለሚካሄደው የደልማት ትኩረት የሚሰጡ መዕከል ነው። ሙቀት ና ውሃ ዕጥረትን የሚቋቋሙ የዛፍ ዘርያዎችንም በመምረጥ እና በማባዛት የደን ሽፋንን ለመጨመር ይሠራል።

አውራሪስ በታሪክ የነበረና አሁን ላይ ቁጥሩ እጅግ በጣም እየቀነሰ ያለ እንክብካቤ የሚደረግለት እንስሳ ነው በግንባሩ ላይ ቀንድ ያለው ሲሆን በአደን ምክንያት የመጥፋት አደጋ ተጋርጦበታል።

ይህ ዘይት መጭመቂያ ይህ መሣሪያ እንደ ሰሌት ስፋ በባ ተልባ እና ለውዝ የመሳሰሉ የቅባተሎችን ዘይት ለመጭመቅ ያገለግላል ባኋላዊውን አድካሚኩ ሂደት በመተከት ብዙ ዘይት በአጭር ጊዜ ውስጥ ለማምረት ያስችላል

ይህ ህብረት ሥራ ማህበር መሪ በትልቅ እና ስኬታ መህብረት ሥራ ማህበር ፕሬዝደንትነት ያገለግሉ ታዋቂ ግለስብን ይወክለል በማህበሩ በኩለሹዎች የሚቆጠሩ ገበሬዎች ግባት እና የገበሬት ስርን ፈጥረው የህብረት ትሙር ካሪ ያረጋግጣሉ

የ አፋርና ሶማሊ ክልሎች የደልድማት በድረቃማካቢዎች የሚካሄል በመሆኑ ልዩ ትኩረት የሚያስፈልገው የደልድማት ነው። የጥምር ግብርናና ደን አያዝን በመጠቀም የአካባቢውን ገበሬ እና አርበቷደር ኑሮ ለማሻሻል ይሠራል።

የኢትዮጵያ ደን ልማት የደን ልማት ጥበቃ እናት ዘላቂ ያጠቃቀምን በሀገር አቀፍ ደረጃ የሚመራ የፌዴራል መንግሥት ተቋም ነው ፖሊሲዎችን ያወጣል የደን ምርምር ማዕከላትን ያስተዳድራል እንዲሁም የአረንጓዲያ ሻራ መህር አህ ግብርን ተግባራዊነት ያስተባብራል፡፡

ሰሊጥ በሀገሪቱ ውስጥ ዋነኛ ኤክስፖርት ሰብል ሲሆን፤ በዋናነት ለዘይት፣ ለሠላጣ እና ለምግብ መጣፈጫዎች ይውላል። ለውጭ ምንዛሬ ማስገኘት ወሳኝ በመሆኑ ፤ ሞቃታማ አካባቢዎችም በስፋት የሚዘራ የሰብል አይነት ነው ።

አተር በገጠርና በከተማ ሰዎች ዘንድ በስፋት የሚዘወትር ጥራጥሬ አይነት ሲሆን ለወጥ፣ ለሽሮና ለቁርስነት ይውላል። የአፈር ለምነትን ለመጠበቅና በናይትሮጅን በማበልፀግ ለሌሎች ሰዎች ጠቃሚ ነው።

ጤፍ በኢትዮጵያና በኤርትራ የሚበቅልጥንታዊና አነስተኛ የእህል አይነት ነው። አብዛኛው በሀገራችን ውስጥ በስፋት የሚዘራ ሲሆን ዋነኛው የኢትዮጵያን ምግብ የሆነው እንጀራ መሰረታዊ ግብዓት ነው። በፕሮቲን የበለፀገ በመሆኑ ከጤናማ ምግቦች አንዱ ተደርጎ ይወሰዳል።

ምስር ከቀይ እና ከአረንጓዴ ቀለም ባለዉ ዝርያ የሚገኝ ሲሆን በጾም ወቅት ለወጥ መስሪያነት በስፋት ይጠቀማል ቀፕሮቲን የበለጸገ በመሆኑ የአመዛዘን ሚዛንን ለመጠበቅ ጠቃሚ ነዉ። ለኤቅስፖርትም የሚያገለግል ሰብል ነዉ።

ሩዝ ከቅርብ ጊዜ ወዲህ በኢትዮጵያ ውስጥ ትኩረት የተሰጠው እና ምርቱ እየጨመረ የመጣ ሰብል ነው። በተለይም በጎርፍ እና በዉሃማ አካባቢዎች ይዘራል። የሀገር ውስጥ ፍጆታ እና የምግብ ዋስትና ለማረጋገጥ ወሳኝ የሰብል አይነት ነው።

ተልባ ለቅባትነት ከሚውሉት ጥንታዊ ሰብሎች አንዱ ሲሆን ዘሩ ለገንፎ እና እንጀራም ሊጨመር ይችላል። በኦሜጋ እና ፋቲአሲድ የበለፀገ በመሆኑ ለጤና ጠቃሚ ከሆኑ የሰብል ዝርያዎች ውስጥ አንዱ ነው።

ማሽላ በደረቅና በሞቃታማ አከባቢዎች የሚዘራ የእህል ሰብል ሲሆን ከፍተኛ ድርቅ የመቋቋም አቅም አለው። በአንዳንድ የሀገሪቱ ክፍሎች ለእንጀራና ለገንፎ መስሪያነት ዋና ምግብም ነው።

ባቄላ በእርሻ ሰብልነት በብዛት የሚዘራ ጥራጥሬ ሲሆን ለቁርስ ለወጥና ለገንፎ መስሪያነት ያገለግላል ፕሮቲንና በቫይታሚን የበለፀገ ሲሆን የሰብል ማሽከርከር ለማካሄድ ወሳኝም ነው።

ተልባ ተልባ ለቅባትነት የሚውል ጥንታዊ ሰብሎች አንዱ ሲሆን ዘሩ ለገንፎ እና ለእንጀራም ሊጨመር ይችላል። በፋይበር እና ኦሜጋ -3 ፋቲ አሲድ የበለፀገ በመሆኑ ለጤና ጠቃሚ ከሆኑ የሰብል ምርቶች ውስጥ አንዱ ነው።

በቀሎ በኢትዮጵያ ከጤፍ ቀጥሎ በብዛት የሚዘራ ሲሆን በተለያዩ ክልሎች እንደ ዋና ምግብ ያገለግላል ለሀገር ውስጥ ፍጆታ ለእንስሳት መኖ እና ለኢንዱስትሪ ግብዓት ወሳኝ ነው በካርቦሀይድሬት የበለፀገ በመሆኑ ብዙሃኑ የኃይል ምንጭ ነው።

ስንዴ በዋነኛነት ለዳቦ ለፓስታ ለፍርኖ ምርቶች የሚውል ታዋቂ የእህል ሰብል ነው በኢትዮጵያ በከፍተኛ ቦታዎች ላይ ይዘራል በከተማ የምግብ ፍጆታ ወሳኝ ድርሻ አለው።

ዳጉሳ ከአነስተኛ ጥራጥሬዎች አንዱ ሲሆን በአብዛኛው በሰሜናዊ እና መካክለኛው የሀገሪቱ ክፍሎች ይዘራል። ለእንጀራ ፣ለገንፎ እና ለአልኮል መጠጦች መስሪያነት ያገለግላል። በፕሮቲን የበለፀገም ነው።

ገብስ ከቀደምት የሀገሪቱ እህሎች አንዱ ሲሆን ለእንጀራ ፣ለቆሎ ፣በተለይም ለቢራ መጠጥ ፣ጠላ መስሪያ በስፋት ያገለግላል። ከምግብነት በተጨማሪ ለእንስሳት መኖነት ያገለግላል።

አጃ በሀገሪቱ ውስጥ በስፋት ባይዘራም በተለይም በከፍተኛ ቦታዎች ለገንፎ እና ለእንሰሳት መኖነት ያገለግላል። በጤናማነቱ የታወቀ ሲሆን ለአትሌቶች እና ለተመጋቢዎች ጠቃሚ የሆነ የእህል ዘርም ነው።

ሽንብራ በኢትዮጵያ ውስጥ በብዛት ከሚመረቱ ጥርጣሬዎች ወይም ሰብሎች ውስጥ አንዱ ነው። ለሽሮ ፣ለቂጣ ፣እና ለቁርስነት የሚውል ዋና ምግብ ነው። በፕሮቲን የበለፀገ በመሆኑ የአመጋገብ ጥራትን ለማሻሻል ትልቅ ድርሻ ያለው ነው።